በምስሉ ላይ የምንመለከተው የጣና ሃይቅ ሲሆን ይህም ሀይቅ በአረም የተጎዳ ሲሆን የተለያዩ ወጣቶች አረሙን አውጥተው ውሃውን ከማለቅ ለማዳን እየታገሉ ይገኛሉ ።

ይህ በምስሉ ላይ የምንመለከተው ቁጭ ያለው ወጣት አቀንቃኝ ማን ጁሳ በመባል ይታወቃል። ይሄም ዘፋኝ የወሎ ባህላዊ ዘፈን እየዘፈነ ሲሆን፤ ከኋላውም የተለያዩ የወሎ ሃገራትን ጠቅሷል።

ይህ በምስሉ ላይ የምንመለከተው ጥሬ ስጋ ፣ እንጀራ እና ሚጥሚጣ ሌላም ደግሞ አዋዜ ወይም በርበሬ ተለውሶ ይታየናል ። ይህም ስጋ ወይም ስጋ ቁርጥ በመባል ይታወቃል ።

ይህ በምስሉ ላይ የምንመለከታቸው የቆሎ ተማሪዎች ሲሆኑ ቁጭ ብለው መፅሐፍ እያጠኑ ይገኛሉ ወይም መፅሐፍ ቅዱስ እያጠኑ ይገኛሉ። ትምህርት ለመማር ከሌላ ሀገር የመጡ ይመስላሉ ከኋላቸውም የሳር ጎጆ ይታያል።

ይህ በምስሉ ላይ የምንመለከተው በረንዳ ላይ ያለ ካፌ ሲሆን ይህም ካፌ ነፋሻማ ይመስላል። ራቅ ብለው የተተከሉ ዛፎች ይታያሉ። ይህም ዛፍ ነፋሻ እንዲሆን ረድቶታል።

በምስሉ ላይ የምንመለከተው አፄ ፋሲል ግንብ ስር ተቀምጠው የተለያዩ ሰዎች ትርኢት ወይም ጭፈራ እያሳዩ ይገኛሉ። እነዚህም ሰዎች የባህላዊዩን ልብስ ለብሰዋል።

ይህ በምስሉ ላይ የምንመለከታቸው የተሰበሰቡ ታላላቅ ሰዎች እና ወጣቶች ይታየናል። እነዚህም አንዳንዶቹ እያለቀሱ አንዳዶቹ እየተማፀኑ ይመስላል። እነዚህም ሰዎች ትላልቆቹ ከመሀል የሚገኙ እናት በተለይ ነጭ ልብስ ለብሰዋል።

ይህ በምስሉ ላይ የምንመለከተው ትልቅ የመኖሪያ መንደር ሲሆን ይህም የፎቅ ጫካ እንዲሁም የተለያዩ የተተከሉ ትላልቅ ዛፎች ይታዩናል እንዲሁም ትንንሽ መኖሪያ ቤቶች እስከ ትላልቅ ፎቆች ይታየኛል።

በምስሉ ላይ የምንመለከተው ወጣት ባህላዊ ልብስ የለበሰ ነው ።ነጭ ሸሚዝ የለበሰ ይመስላል። እንዲሁም ከኋላው ከጭቃ የተሰራ ቤት መሰል ነገር ይታየናል። እንዲሁም ቋሚ እንጨቶች ይታዩናል። ይህ ዘፋኝ ማን በመባል ይታወቃል?

ይህ በምስሉ ላይ የምንመለከተው እንድ ማሽን ዉሃ ዉስጥ ገብቶ ዉስት ያለዉን አረም ለማንሳት ይሞክራል ። ይህም ዉሃ በአረም እንደተሞላ ያሳያል። እና ይህ ማሽን ለማውጣት እየሞከረ ነው።

በምስሉ ላይ የምንመለከተው የመፃህፍ ሽፋን ሲሆን የአማርኛ ፈሊጦች የሚባል የመፃፍ ሽፋን ነው። ይህም የተለያዩ ፈሊጦችን የያዘ መፃፍ ነው